ዲጂታል የክፍያ መድረኮች ማለት ገንዘብ በአካል ሳይያዝ በኤሊክትሮኒክስ መንገድ ግብይቶችን ለማድረግ የሚያስችሉ ስራቶችና ቴክኖሎጂዎች ናቸው።

አድማስ የገበያ ማዕከል በወሊሶ አደባባይ አቅራቢያ የሚገኝ ሲሆን ለባንኮች ፣ለኢንሹራንስ እና ለተለያዩ የንግድ አገልግሎቶች ምቹ በመሆኑ በማህበረሰቡ ዘንድ ታዋቂ የንግድ ማዕከል ነው።

ጣቢያዎች ከውጪ የሚመጡ ወይም ለውጭ ገበያ የሚላኩ በሽታ አለመያዛቸው የሚረጋገጡበት የቁጥጥር ጣቢያ መሆኑ ይታወቃል እንግዲህ ከእንስሳት ህክምና ጣቢያዎች አንድ እና ዋነኛው ነው

ሀበሻ ሱፐር ማርኬ የተለያየ አዲስ አበባዎች በርካታ ቅርን የታወቀ ማርኬት ሰንሰለት ነው የተለያዩ የግብርና ውስጥ ፍላጎቶች ቀላል ይሰጣል።

ከቀረጥ ነጻ የቦንድ ገቢ በኢትዮጵያ የመንግስት ቦንድ ላይ የሚገኝ ወለድ ከታክስ ነፃ መሆኑ የታወቀ የፋይናንስ ገጽታ ሲሆን፤ ለኢንቨስትሮች ማበረታቻ ውስጥ አንዱ ነው።

የቤቶች ህብረት ሥራ ማህበራት ይህም እንግዲህ ከሰራተኞች ዕንቅ የአባላት የመኖሪያ ቤት ለመስራት ወይም ለመግዛት በጋራ ገንዘብ በማዋጣት እና መሬት በማግኘት ቤት የሚገነቡበት የማህበር ዓይነት ነው።

የሀገር በቀል ቦንዶች ቀደም ሲል ለንግድ ባንኮች ብሄራዊ ባንክ ቦንድ መግዛት ግዴታ ተጥሎበት የነበረ ሲሆን፤ ይህ ፖሊሲ መሳሪያ በሰፋት ይታወቅ ነበር።

ደንበል ሲትይ ሴንተር በአዲስ አበባ ከሚገኙ የመጀመሪያዎቹ ዘመናዊ የገበያ ማዕከላት አንዱ ነው። በፒያሳ ና በአዲስ ከተማ አከባቢ የሚገኝ ሲሆን ለልብስ፣ ለኤሌክትሮኒክስ እና ለልዩ ልዩ ሱቆች ታዋቂ ነው።

ግሎባል ኢንሹራንስ ኩባንያ ለደንበኞች በሚሰጠው ትኩረት እና ልዩ በሆነው የመድና አማራጮች የሚታወቅ የግል ድርጅት ነው። በአጠቃላይ የመድን ገብያ ውስጥ ጉልህ ተሳትፎ ያለው የኢንሹራንስ ኩባንያ ነው።

ኢንሹራንስ ማለት ካለች በሚመጡ ያልተጠበቁ የፋይናንስ ኪሳራዎች የሚሰጥ የጥበቃ ስምምነት ነው የአገልግሎት በአንድ ሰው ወይንም ድርጅትና በ ኢንሹራንስ ኩባንያዎች መካከል የሚደረግ ውል ነው።

የዘርተክላ ባለሙያ የዘርተክላ ባለሙያ የሚባሉ አርሷደሮች በመንግሥት የአረንጓዴ አሻራ ፕሮግራሞች ውስጥ በመሳተፍ ከፍተኛ ቁጥር ያለው ችግኝ በስኬት በመትከል እና በመንከባከብ የሚታወቁ ሰዎች ናቸው ይህም የአበቢያቸውን ያየር ሁኔታ የሚንከባከቡ ሰዎች ናቸው።

የመስኖ እርሻ ተጠቃሚ አርሷደሮች አነስተኛ ወይም መካከለኛ የመስኖር ሥርዓቶች ጅን ፓምፕወይም ወይም በመጠቀም በዓመት ከሁለት ጊዜ በላይ ምርት የሚያመርቱ አርሷደሮች ሲሆኑ እነዚህ አልሷደሮች በሀገራችን ውስጥ ከፍተኛ ገቢ የሚያገኙ ናቸው፡፡

ቦሌ የመንገድ የመኪና መሸጫ አዲስ አበባ ውስጥ በቦሌ የአውራ ጓዳና ዳርቻ የሚገኙ ውብ እና የዘመናዊ የመኪና ማሳያ ክፍሎች ወይም ሾሮምስ መገኛ ነው ውድ እና አዳአዲስ መኪኖችን በመሸጥ የሚታወቅ ነው።

የቤተ ክርስቲያን ገንዘብ አገርግሎቶች ከሆነት ውስጥ አንዱ የአስተዳድር ነይ ሰባይ ያዝን የሚፊሲሆን የአጥቢያ ቤተ ክርስቲያን ምክር ቤቶች ወይም የቤተ ክርስቲያኑ አገቢ እና ወጪ በጀት መሠረት በማድረግ ተገቢውን የበፋይናንስ አስተዳድር እንዲያከናውኑ ያስችላል።